የሀይማኖት በአለማችን እጥፍ ቁጥር ስፍር የሌላቸዉ የሀይማኖቶች አሉ። ከእነዚህ ዉስጥ ግን በዋናነት ደሰጃቸዉ የማታወቁት ወይም በአለም ላይ ከፍተኛ የህዝብ ቂጥር ተከታይ ያላቸዉ ሀይማኖቶች እስልምና፣ ክርስትና እና ቡድሂዝም ናቸዉ።

አርማን መጠቀም የአንድን ነገር መገለጫ ነው ።

እጽዋት ለሰው ልጆች መሬት ላይ ከምናገኛቸው እጅግ አስፈላጊ ነገሮች መካከል አንዱ ነው። ምክንያቱም የሰው ልጅ ምግቡን የሚያገኘው ከእነርሱ ነው።

ስደት የምንለው አንድ የሰው ልጅ በሀገሩ ኑሮውን ሲመራ ወይም ደግሞ እለት ከዕለት የሚኖረውን እንቅስቃሴ ማስቀጠል ሃገሩ ሲያቅተው ወደ ተለያየ ቦታ በመሄድ ሊያከናወነው የሚችለው ነገር ስደት ነው የሚባለው።

የቤት ዕቃዎች ለመኖርያ ቤቶች ምቾትና ተግባራዊነት የሚውሉ እንደ ሶፋ፣ አልጋና ጠረጴዛ ያሉ ቁሳቁሶች ሲሆኑ የቢሮ ዕቃዎች ለሥራ ምቹ ሁኔታ ይፈጥራሉ።

እቄዎችን በምናይበት ሰዓት የከሰል ማንደጃን ማየት እንችላለን። ስቶቮችን ማየት እንችላለን። ስቶቭ ያዉ ከከሰል ማንደጃ የሚለይበት ምክንያት ይሄ በኤሌክትሪክ ኃይል ነዉ የሚሰራዉ የከሰል ወይም ጭስን አይጠቀምም። አፍጥነን ለመስራት ስቶቭን እንጠቀማለን።

የማስጌጥ ዓይነቶች እንደየቦታውና እንደ አላማው የሚለያዩ ሲሆን የቤት ውስጥ፣ የውጭና የዝግጅት ማስጌጥ ይጠቀሳሉ።

የተከተቱ ስርዓቶች (Embedded Systems) የተወሰነ ተግባርን ለማከናወን በሌሎች ትላልቅ ስርዓቶች ውስጥ የተካተቱ የኤሌክትሮኒክስ ስርዓቶች ናቸው

ፀጉር በቆዳ ላይ የሚበቅል የፕሮቲን ክሮች ስብስብ ሲሆን የሰውንነት ሙቀት በመጠበቅና ቆዳን በመከላከል ጠቃሚ ሚና ይጫወታል።

ማሽኖች የሰው ልጅ የእለት ተእለት እንቅስቃሴዎችን በቶሎ እንዲያጠናቅቅ ከሚያደርጉት መካከል አንድኞቹ ናቸው። የሰው ልጅ ብዙ ሰዓት ፈጅቶበት ሊሰራው የሚችለውን ነገር እነሱ በትንሽ ሰዓት ውስጥ ጊዜን በመቆጠብ እንዲሰራ የሚያደርጉ ነገሮች ናቸው።

ቤተሰብ የምንለው የዘመድ አዝማድ ስብስብ በቤት ውስጥ የሚኖሩ አባት ወንድም እህት በአንድ ላይ በሚኖሩበት ሰዓትይህንን ቤተሰብ እንለዋለን ከአንድ እናትና አባት የወጡ ስብስቦች እነሱን ቤተሰብ መጥራት እንችላለን

ማህበረሰብ የጋራ ችግሮችን ለመፍታት አባላቱን ያስተባብራል፤ ቤተሰብ ደግሞ በችግር ጊዜ የድጋፍ ምንጭ ይሆናል

ግብርና በአገራችን የማህበረሰብ ክፍሎች በአብዛኛዉ በገጠር አካባቢዎች የሚሰራ የስራ አይነት ሲሆን በአገራችን በከፍተኛ ከ80 ሚሊየን በላይ በሚባል ደረጃ በግብርና ላይ የተመስቶ ኑሮዉን እያስተዳደረ የሚገኘዉ።

ከፍራፍሬ ውስጥ ሌላኛው ለምሳሌ አናናስን ማየት እንችላለን ።አናናስ ላዩ እንደ ጉብ ጉብ ያሉ እሾህ ያለው መሰል ነገር ሲሆን በጣም ብዙ ጥቅም ያለው ሲሆን ውስጡ ደግሞ እንደ ፓፓዬ ጋር ተመሳሳይ የሆነ ነገር

ታዋቂ መሪዎችና አባቶች ማለት በእድሜ ገፋ ያሉ አባቶች ሊሆኑ ይችላሉ ለማስታረቅ የሚጠቅሙ ናቸው።

ማስታወቂያ ማለት ተቀጣሪና ቀጣሪን ለማገናኘት እጅግ ጠቃሚ የሆነ ነገር ሲሆን ቀጣሪዎች በአብዛኛውን ጊዜ ቀጣሪዎች ተቀጣሪ በሚፈልጉበት ሰአት በዚህ በዚህ ቀን እንደዚህ እንደዚህ ያለ ሰራተኛ በዚህ በዚህ የተማረ ብለው የሚያወጡት የስራ ቅጥር ነው።

መጠጦች ለሰዎች የተለያዩ ጠቀሜታ ያላቸው ሲሆኑ ለምሳሌ ከነዚያ ውስጥ በፈሳሽ መልክ የሚቀርቡ ማንኛዉም ነገሮችን መጠጥ እንላቸዋለን። ከነዚህም ውስጥ ለምሳሌ ውሃ አለ፤ ጁስ አለ፤ ቢራ የመሳሰሉት መጠጥ እንላቸዋለን።

የባህላዊ ህክምና የምንለዉ ከዘመናዊ ህክምና ተለይቶ በኬሜካልም ሆነ በላብራቶሪ ያልተረጋገጠ ነገሮች ያሉበት ቢሆንም የተለያዩ እፅዋቶችን በመጠቀም አባቶቻችን እነዚህን እፅዋቶች በመጠቀም ለተለያዩ ሰዎች መድኃኒት የሚያቀርቡበት ሂደት ነዉ።

የሱፐርማርኬት ምርቶች አንድ ሱፐርማርኬት ለሰዎች የሚፈልጉትን ነገር የሚያቀርቡበት ምርት ካለ ያንን የሱፐርማርኬት ምርት እንለዋለን። ቤቱ እራሱ የሚፈልገዉን ነገር ሳይሆን ለማህበረሰቡ ሊሸጥለት የሚችለዉን ነገር አቅርቦ ማህበረሰቡ በሚገዛዉ ሰዓት ...

ማስታወቂያ ምንድን ነው አንድን ነገር ለማስተዋወቅ ያንን ነገር ለተለያዩ ጥቅሞች ላይ ለመዋል ብንፈልግ አሰሪና ሰራተኛን ለማገናኘት የምንጠይቅበት ሊሆን ይችላል ለምሳሌ ድርጅቶች ሰውን መቅጠር ሲፈልጉ ማስታወቂያዎችን ያወጣሉ።

አትክልትና ፍራፍሬዎች ለሰው ልጅ የጤና ሁኔታ በጣም አስፈላጊ የሆኑ ነገሮች ሲሆኑ አትክልት ከምንላቸው ውስጥ ቆስጣ ፣ ሰላጣ የመሳሰሉት ይገኙበታል ። ፍራፍሬ ከምንላቸው ደግሞ ብርቱካን ፣ ሙዝ ፣ ፓፓያ የመሳሰሉት ይገኙበታል ።

ማስታወቂያ ሰራተኛ አሰሪና ሰራተኛን ለማገናኘት ዋነኛው ድልድይ ሆነው የሚያገለግል ነገር ሲሆን አዳዲስ ነገር በሚፈጠርበት ጊዜ ወይም አዳዲስ ማስታወቂያዎች በሚወጡበት ሰዓት ለፈላጊዎች ለማድረስ ማስታወቂያዎች በተለያዩ ባነሮች ላይ ይለጠፋሉ።

ሙዚቃ የሰው ልጅ ድምጹን በመጠቀም ስለ አንድ ነገር ለመግለጽ ወይም ስለሚወደው ነገር ሊሆን ይችላል። ስለሚወደው ሴት ሊሆን ይችላል ብቻ አንድ ነገርን ለማብራራት ሲፈልግ ድምጹን ተጠቅሞ እና ከሙዚቃ መሳሪያዎች ጋር ደግሞ በመቀናጀት የሚያወጣው ድምፅ እና ዜማ ሲኖረው ያ ሙዚቃ ይባላል።

ምግብ ለሰው ልጆች በጣም አስፈላጊ ከሚባሉት ውስጥ ፥ መሰረታዊ ነገሮች ውስጥ አንደኛው ነው። የሰው ልጅ ያለ ምግብ መኖር አይችልም ፤ በዛ ቢባል ሊኖር የሚችለው እስከ ሰባት ቀን ብቻ ነው ፤ የምግብ አይነቶች ደግሞ የተለያዩ የሰው ልጆች በልቷቸው ጥቅም ሊያስገኙ የሚችሉ ነገሮች ሁላ ምግብ ይባላሉ።

ግብርና በኢትዮጵያ ዉስጥ ከ85% በላይ የሚሆነዉ ህዝብ የሚተዳደርበት ነዉ። ግብርና እንደሚታወቀዉ የኢትዮጵያ የጀርባ አጥንት ሆኖ የሚያገለግል ኗሪ ለማህበረሰቡ የጀርባ አጥንት ሆኖ የሚያገለግል ነዉ። ምክንያቱም ከግብርና የመጡ ጥሬ እቃዎችን ነዉ ማህበረሰቡ ጥቅም ላይ የሚያዉለዉ።

አርማ ማለት የአንድ ነገር መለያ ወይም ያንን ነገር ይገፅልኛል ብሎ የሚያስበውን ነገር የምናደርግበት ሲሆን አርማ ላይ የተለያዩ ምልክቶችን ልንጠቀም እንችላለን :: ለምሳሌ የኢትዮጵያ ባንዲራ አርማ የኮከብ ምልክት ነው ። ኮኮቡ የሆነ ነገር እንዲገልጽ ተፈልጎ ነው እዛ ላይ የተደረገው ።

ማስጌጥ አንድን ነገር ማስዋብ ወይም ማሳመር ሲሆን ለምሳሌ መኪናችንን ማሳመር ከፈለግን የተለያዩ ነገሮችን ውስጡ ላይ በማድረግ ለምሳሌ ዳሽ ቦርዱ ላይ የሚያምር ነገር በማድረግ አንድ ላይ በምናስውበበት ሰአት ያንን ማስጌጥ ወይም ማሳመር እንለዋለን።

ንግድና ግብይት ተቆራኝተው የሚሄዱ ሲሆን ነጋዴ ከሌለህ ያው ገዢ አይኖርም ገዥና ነጋዴ ተያይዘው ሁለቱም በአንድ ላይ የሚሄዱ ነገሮች ናቸው። ያው ገቢ በኖረ ቁጥርም በዛው ልክ ይጨምራል።

መሰረተ ልማቶች በአንድ አካባቢ ወይም ማህበረሰብ ጉልህ አስተዋጾ ያላቸው ወይንም የለት ለእለት እንቅስቃሴያቸውን ለማካሄድ የሚጠቅሙ ነገሮች ናቸው ለምሳሌ የመንገድ ዝርጋታዎችን በምናይበት ሰአት የተስተካከለ መንገድ ከሌለ እንቅስቃሴዎችን ለማካሄድ ይጠቅማል።

የፅህፈት መሳሪያ እቃዎች የሰዉ ልጅ እንቅስቃሴዉን ለማካሄድ ከሚያስፈልጉት ጉልህ አስተዋፅዖ ካላቸዉ መካከል አንደኞቹ ሲሆኑ በዉስጣቸዉም እንደ እስክርቢቶ፣ እርሳስ ለአስተማሪዎችም ደግሞ ቾክ የመሳሰሉትን በዉስጡ ይይዛል።

ሀይማኖት የእስልምና ሀይማኖት በነብዩ ሙሀመድ የተመሰረተ ሲሆን በአለማችን ላይ በሁለተኛ ደረጃ ስፋት ያለው የሀይማኖት አይነት ነው። በሀገራችንም ብዙ ተከታይ ያለው የሀይማኖት አይነት ነው እስልምና።

ጫማዎች የሰው ልጅ ከቦታ ቦታ ለመንቀሳቀስ መሠረታዊ አስፈላጊ ከሚባሉት ነገሮች ከአንድ ቦታ ወደ አንድ ቦታ ለመጓጓዝ የሚረዱን ነገሮች እነሱ ጫማዎች እንላቸዋለን።

አትክልት እና ፍራፍሬዎች በአብዛኛው የተለያዩ አትክልት እና ፍራፍሬዎች ሲኖሩ ለምሳሌ፦ ፓፓያ ማየት እንችላለን። ፓፓያ በሞቃት አካባቢዎች የሚበቅል ሲሆን በቀዝቃዛ አካባቢዎች ይህ ምርት ብዙው ግዜ ምርት አያሳይም። በሞቃት አካባቢዎች ብቻ ነው ፍሬም የሚያፈራው።

እጽዋቶች ምግባቸውን በራሳቸው ማዘጋጀት የሚችሉ ብቸኛ ፍጥረቶች ናቸው። መንቀሳቀስ የማይችሉ ሲሆኑ፤ ህይወት ያላቸው እንደ ሰው ልጅ ህይወት ያላቸው ፍጥረታት ናቸው ለሰው ልጅ እጅግ ጠቃሚ የሆኑ አካላት ናቸው።

ጌጣጌጥ የምንለው የሰው ልጀ ያለው ውበት ላይ ተጨማሪ ውበት ለመጨመር ወይንም ተጨማሪ ውበት የሰው ላይ የሚያስገኙ ነገሮች እነዛን ጌጣጌጥ እንላቸዋለን። ለምሳሌ ጆሮአችን ላይ የምናደርጋቸው ጌጥ የጀሮ ጌጥ ተብሎ ይታወቃል። ይህም ስለዚህ ተጨማሪ ጌጥ ስለሚሰጥ ጌጣ ጌጥ እንለዋለን።